የባህር ዳር ዩኒቨርስቲ አርማ ይዘቱ ለየት ያለ ክብ የሆነ እንድሁም መሀል ላይ ችቦ ያለው ነው ማለት ነው። ይህም አርማ የተለያዩ ትርጉሞች አሉት።

የቡና መፍጫ ማሽን አብዛኛውን ጊዜ ቤታችን ላይ የምንጠቀመው ሲሆን ይህም ማሽን ልክ እንደ ስሙ የምንገለገልበት ቡናን ለመፍጨት ወይም ደግሞ ለማድቀቅ ነው ማለት ነው።

ብዙ ጊዜ ስሜታችንን ለማደስ ፣ ከሀዘን ወደ ደስታ ስሜት ሲሆን ከደስታ ወደ ሀዘን ስሜት የሚከተን ፣የሚያዝናናን ፣የሚያስደስትን ነገር ምን በመባል ይታወቃል ? ወይም እንደዚህ የሚያስደስቱን ለምሳሌ ባቲ ፣ አምባሰን የምንላቸው ነገሮች ማለት ነው ።